ማስጌጥ፣ ቤትን ማስጌጥ እንግዲህ በተለያዩ ስዕሎች እና አርቶች ሊሆን ይችላል እንዲሁም ደግሞ በተለያዩ ቀለማት የማስጌጥ ስራ ሲሆን ይህም እንግዲህ ከማስጌጥ አይነቶች ዉስጥ አንዱ ነው። ይህም የምናስጌጠው በአረንጓዴ ቢጫ ቀይ አሊያም ደግሞ የተለያዩ ስእሎችን ግድግዳው ላይ በማሰል ሊሆን ይችላል።

ትምህርት መንፈሳዊ ትምህርት መንፈሳዊ ትምህርት የምንለው እንግዲህ የተለያዩ መንፈሳዊ ትምህርቶችን ወይም ደግሞ የምግባር ትምህርቶችን በተለያዩ ቦታ እና በተለያዩ ጊዜዎች የምንማርበት የትምህርት ዓይነት ሲሆን፤ የመንፈሳዊ ትምህርት እንግዲህ ለህይወታችን በጣም አስፈላጊ የትምህርት ዓይነት ነው።

ስራ የብረታ ብረት ራ የብረተሰብ ስራ የምንለው እንግዲህ ብረታ ብረቱን በመቀጠልና እንዲሁም ወደ አስፈላጊ ወደሚፈለጉት ነገር የብረቱን በማስያዝ እንዲሁም ደግሞ የተለያዩ መሳሪያ ነገሮችን በመሳል የሚደረግ ራ ብረታ ብረ

ሀይማኖት የካቶሊክ ሀይማኖት የካቶሊክ ሀይማኖት እንግዲህ ከክርስትና እምነት አፈንግጦ ወይም ተነጥሎ የወጣ ሀይማኖት ሲሆን የራሱ የሆነ የእምነት ስርዓት ያለው አሁን ላይ ትንሽዬ ተከታዮች ያሉት እምነት ነው።

ትምህርት የኮሌጅ ትምህርት የኮሌጅ ትምህርት እንግዲህ ተማሪዎች 12ኛ ክፍል እንደጨረሱ ገንዘብ እየከፈሉ የሚማሩበት ቦታ ሲሆን ይህን ትምህርት ደግሞ ባለሀብቶች እና የተለያዩ ግለሰቦች ይከፍቱታል

ባህላዊ ህክምና አይነቶች እንግዲህ ጎዳና ተብሎ በመታሰቢያው መንገድ ወይም የቆረጣል ማለት ነው

መጓጓዣና ተሽከርካሪ ኤፍ ኤምባሲ ኤፍ ኤምባሲ የሚባለው እንግዲህ አይነቶች ውስጥ ይሆን በጣም ፈጣን እና ለሰው ለመንቀሳቀስ የሆነ የተሽከርካሪ አይነት የተሽከርካሪ አይነት ይሆን በጣም ትስማሚ የሆነ ዘመናዊ ሽከርካሪ ነው

ተፈጥሮና አካባቢ ደጋ የሚባለው እንግዲህ በተፈጥሮ ዝናብ ማከባቢ አካባቢ ሲሆን ሀገራችን በኢትዮጵያ የሰሜኑ ክፍል ወይም ደግሞ ወደላይ የሚገኝ ሲሆን ብዙ ጊዜ ውርጭና ዝናብ የማይጠፋበት ቦታ ነው።

ስራ የንግድ ስራ የንግድ ስራ እንግዲህ እንደሚታወቀው ምርቶችን ወይም የተለያዩ ከተለያዩ ቦታዎች በመግዛትና በመሸጥ የሚካሄድ ስራ በራስ ፍላጎት የሚሰራ ስራ ሲሆን፤ መነጋገር የሚያስፈልገው ስራ ነው።

መጠጦች ምሪንዳ ምሪንዳ ከለስላሳ መጠጦች ውስጥ አንዱ ሲሆን ለሰውነት ተስማሚ እና የሰውነታችንን ጤንነት ለመጠብቂ የምንጠጣዊ የመጠጥ አይነት ነው። ይህ መጠጥ እንግዲህ እራሳችንን ለማቀዝቀዝ እና ከተለያዩ ነገሮች እራሳችንን ለመንክባከብ ስንል እንዲሁም ደግሞ ሀመምን ለማስታገስ የሚንጠቅሙ መጠጥ ነው።

ቤት እና መኖራይ ቤት ከመኖራይ ቤቶች ውስጥ አንዱ የክራ ቤት ሲሆን የክራይ ቤት እንግዲህ አንድ ሰው ወይም አንድ ግለሰብ ህይወቱን ለማስተዳደ የምኖሪያነት ለመጠልያነት ለሚጠቀመው ቤት ለሰራው ቤቱን ለማዘጋጀው ሰው አሊያም ደግሞ ለገንዘው ሰው ገንዘብ በመክፈል የሚተዳደር በወር በወር ገንዘብ በመክፈል የሚተው የምንተዳደርበት የቤት ዓይነት እክራይ ቤት ይጠራል። የእክራይ ቤት እንግዲህ በተለያዩ ከተሞች

ባንድራ እና መለያ አማራ ክልል ባንድራ የአማራ ክልል ባንድራ እንግዲህ ቢጫና ቀይ ቀለማት ብቻ ያሉት ሲሆን እንደሚታወቀው እንግዲህ ግራናቀኝ ቢጫ ቀለማትን መሀል ላይ ደግሞ ቀይ እንዲሁም ደግሞ የኮከብ ቅርጽ ያለበት የባንድራ ዓይነት ነው።

ተፈጥሮ እና አካባቢዋ ወይና ደጋ ወይና ደጋ ከተፈጥሮ እና አካባቢ ቦታዎች ውስጥ አንዱ ሲሆን ይህ ወይና ደጋ የሚባለውን እግዲህ በጣም ሙቀትም ያልሆነ በጣም ቀዝቃዛም ያልሆነ ቦታ መካከለኛ የአየር ንብርት ያለበት እንዲሁም ደግሞ መልካ ምድሩም ወጣ ገባ ያልበዛበት ቦታ ነው።

ሙዚቃ ዘመናዊ ሙዚቃ ዘመናዊ ሙዚቃ የምንላቸው እንግዲህ ዘመኑን ያማከሉ እና ዘመኑን ያዋጁ ሙዚቃዎች ሲሆኑ ዘመኑን ምን መስላል የሚለውን ለማስቃኘት የሚደረጉ የሙዚቃ አይነቶች ናቸው። እንግዲህ በዜማ ዘመኑን ማስቃኘት ወይም ማስጎብኘት ማለት ነው።

የሱፐር ማርኬት ምርቶች ዶናት ከሱፐር ማርኬት ምርቶች ውስጥ የሚጠቀስ ሲሆን ዶናት እንግዲህ በጣም ጣፋጪ የሆነ ሕፃናቶች በብዛት የሚጠቀሙት የሱፐርማርኬት ምርት ነው። ይህም እንግዲህ ሕፃናቶች ወደሱፐርማርኬት በሚሄዱበት ሰአት ዶናት ካልገዛችሁልን ብለው የሚያስቸግሩት ዓይነት ምርት ነው።

ቁምጣ ሱሪ የከጥበብ እና ባለት ልባች ውስጥ ንዱ ሲሆን የጥበብ ልብስ እንግዲህ በሀገራችን በገጠሪቷማ አካባቢ የሚለበት የልብስ ዓይነት ነው። ይህም እንግዲህ የተለ ያረሱ የሆነ ብያሰፋፍ ስርዓት ወይም ያሰረር ስርዓት ያለው የጥበብ ልብስ ነው።

መጓጓዣ አይነት ተሽከርካሪ ስትር ኮስትር ከመጓጓዥነት ሽክርካሪ አይነቶች ውስጥ የሚመደቢ ሲሆን ኮስትር በመባል የሚታወቀው እንግዲህ ፈጣኒ የሆነ የተሽክርካሪ ዓይነት ነው ሀገር አቋራላጭ መንገዶችን በአጭድ ሰዓት ውስጥ ለመጓዝ የሚያስችል የመጓጓዣነት ሽክርካሪ አይነት ነው፡፡

ኤሌክትሮኒክስ ፐርሰናል ኮምፒውተር ወም ፒሲ በመባል የሚታወቀው አሁን ላይ ብዙ ሥራዎችን ለመስራት የሚያገለግለን የኤሌክትሮኒክስ ዓይነት ነው። ይህኤሌክትሮኒክስ እንግዲህ በሀገራችን ኢትዮጵያ ዋገው ውድ ቢሆንም ብዙ ሰዎች እየተጠቀሙበት ያለ የኤሌክትሮኒክስ ዓይነት ነው። የተለያዩ ሥራዎችን ለመስርት እንጠቀምበት አለን።

ሃይማኖት ኢትዮጵያ ኦርቶዶክስ ሀማኖት ኦርቶዶክስ ሀማኖት እንግዲህ በሀገራችን አብዛኘው ማበረሰው ክፉል የሚከትሉ ሃይማኖት ሲሆን ይህም እንግዲህ ረጅምርሜን ያስቆደረው ሃይማኖት ነው ሃይማኖት እንግዲህ የራሱ የምነት ቦታ አለው።